ይህ በምስሉ ላይ የምትመለከቱት ሕንፃ እናት ጎንደር ነዉ። ይህ እናት ጎንደር የተባለዉ ስነ ሕንፃ እና ግንባታ መቼ ነዉ የተገነባዉ? ማን ነዉ የገነባዉ? ስንት ሰዉ ሆነዉ ነዉ የገነቡት? በማንስ ክፍለ ዘመን ነዉ የተገነባዉ?

ታዋቂው ኢትዮጵያዊ አርቲስት ቴወድሮስ ካሳሁን ወይም ቴዲ አፍሮ በመባል ይታወቃል። ታዋቅ አርቲስት ስንት አልበሞች አሉት? ከዚያ ዉስጥም ተወዳጆች ሙዚቃወች ምን ያህሎቹ ናቸው?

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመቤታችን የቅድስት ድንግል ማርያም በአል አከባበር ነው :: የመቤታችን ቅድስት ድንግል ማርያም ከተወዳጁ ልጇ ጋራ ስል አድኖ ይታያል :: የመቤታችን ቅድስት ድንግል ማርያም በዓል መች መች ይከበራል?

ስደተኞች ከአገራቸዉ ተሰደዉ ወደ ሌላ ሀገር ሲሄዱ የሚሰፍሩበት ቦታ የተዘጋጁ እንደ መኖሪያ የሚያገለግልቦታ ነዉ። ይህ ድጋፍ የተሰጠ በማን ነዉ?

የዓገሬ ወተት እና የወተት ተዋጽኦ እዚህ ይገኛሉ የሚል ማስታወቂያ ነው ። ወተትን ከላም ውጪ ከምን ከምን እናገኛለን?

ግብርና የግብርና ምርት ነው ። ይህን የግብርና ምርት ያመረተው ማን ነው? የሚታየው የግብርና ምርትስ ምንድን ነው? አስተራረሱስ እንዴት ነው? በምንድን ነው የለማው?

እሺ ብርቱካናማ ቀለም ያለው ሶፋ ፣ በጣም ደስ የሚል ተቀምጦ ይታያል። ከላይም ከዳንቴልና ከሳር የተሰሩ በጣም እጅግ የሚያማምሩ የቤት ጌጣጌጦችም አሉ። ይህ ሶፋ ከምን ከምን ይሰራል?

ይህ በምስሉ ላይ የምትመለከቱት ብዙ በተለያየ መልክ የተሰሩ እና የተጌጡ ሞሰቦች ናቸው እና ለንግድ ቀርበው ከተማ ላይ ወጠው ተዘርግተው ቁጭ ብለዋል። እደዚህ አንድን ሞሰብ ሰርተው ለመጨረስ ስንት ግዜ ይፈጃል? ይህ ሞሰብስ የሚሰራው ከምን ከምን ነው?

ከሀይቅ ጎን መናፈሻ እና መዝናኛ በጣም የተዋበ እና በጣም ደስ የሚል ለእይታ ማራኪ መንፈስን የሚያድስ ቦታ ነው። እዚህ ቦታ ላይ መግባት የሚችለው ማን ነው? ማንኛዉም ሰው መግባት ይቻላል ወይስ አይችልም ? መሥፈርቶቹስ ምን ምን ናቸው ? ቢያንስ የተወሰነ ነገር በሉኝ።

በሳህን ላይ የቀረበ በጣም ሲያዩት ብሉኝ ብሉኝ የሚል እና የሚያስጎመጅ ብስኩት ነው፤ በምስሉ እንደምትመለከቱት ነገር ግን ብስኩት ከምንድን ነው የተሰራው?

የፋሲል ከነማ ስፖርት ክለብ አርማው ነው ። ይህ የፋሲል ከነማ ስፖርት ክለብ ዋና አሰልጣኝ አሁን ላይ ያለው ማን ነው? አሁን እያሰለጠነው የሚገኘው የፋሲል ከነማን ስፖርት ክለብ ዋና አሰልጣኝ ስማቸው ማን ይባላል?

የኢትዮቴሌኮም ጥያቄ ነው። በደስታ ሰአት ጥቅል ውስጥ የማይካተተው ጥቅል የቱ ነው? ሀ. የደስታ ማለዳ ለ. የደስታ ምሳ ሐ. የደስታ ምሽት መ. እሁድን በደስታ የሚል ጥያቄ ነው። ኢትዮቴሌኮም ከተቋቋመ ስንት አመቱ ነው?

ገበሬዎች በጋራ ሆነው፣ በጅምላ ፣ በአንድ ላይ ሆነው በደቦ ሆነው እርሻ እያረሱ። አንድ ሰው እርሻ ለማረስ ስንት በሬዎች ያስፈልጉታል?

ፍሪጅ ውስጥ የተቀመጠ የቤት አስቤዛዎች ናቸው። ምን ምንድን ናቸው? ምን ምን ይታያችኋላ? እንቁላል አለ? አትክልት ነው ወይስ ፍራፍሬ ከምን ይመደባል?

ሁለት መካኒኮች ወይም ሰራተኞች የአውሮፕላን ጎማ ተንፍሶ እየነፉት ይገኛሉ። አንድ አውሮፕላን ስንት ጎማ አሉት።

በባህል የሚዘጋጅ ኬኔቶ ነው። ኬኔቶ ከምን ይሰራል ? የሚጠጣውስ ማነው? ልክ እንደ አልኮል መጠጥ በእድሜዎች የተከፈለ ነው ወይስ አይደለም? በእምነትስ ይከለከላል ወይስ አይከለከልም? ልዩነቱን አብራሩ።

ከሳር የተሰራ ማራገቢያ ነው። ይህ ማራገቢያ ሀገር ውስጥ ነው የተሰራው በእጅ ነው የተሰራው። ነገር ግን ከማራገቢያነት በዘለለ ምን ጥቅም አለው።

የአማራ ቴሌቪዥን የዜና ስርጭት ትምህርት ያቋረጡ ተማሪዎች ነው የሚያቀርበው ከአራት ነጥብ አንድ ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጭ ሆነዋል የሚል የአማራ ክልል ትምህርት ቢሮ አስታወቀ እነዚህ ተማሪዎች ትምህርት የሚያቋረጡባቸው ምክንያቶች ምንድን ነው?

ሶስት በተለያየ ቀለም የተሰሩ አራዳ መጠጦች ናቸው ።እነዚህ ይህ አራዳ መጠጥ ተሰርቶ ወይም ተመርቶ አልቆ ለህዝቡ አገልግሎት ላይ መስጠት የጀመረው መቼ ነው?

የተለያዩ ብሄር ብሄረሰቦች እና ህዝቦች የብሄራቸውን ባህላዊ ልብሶቻቸውን ለብሰው እያሳዩ ነው የሚግገኙት። በኢትዮጲያ ስንት ብሄር እና ብሄረሰቦች ይኖራሉ?

የአንገት ጌጥ ነው። አንገት ላይ የሚደረግ ጌጥ ነው። ይህ ጌጥ የሚሸጠው ስንት ብር ነው? የት አካባቢስ ነው የሚሸጠው? ማነው ያመረተው ያምራችሁን ስም ጥቀስ?

የአባይ ግድብ ከአማራ ክልል ወደ ኦሮሚያ ክልል መተላለፊያው ነው። አባይ በረሃ ድልድይ ነው። ይህ የአባይ በረሀ ድልድይ ስንት ድልድዮች አሉት? የተሰራውስ በማን ነው? መቼ ነው የተሰራው? እንደት ተሰራ?

ዉሃማ አካባቢ ላይ የሚበቅል ቄጠማ ነው። ይሄ ቄጤማ ደግሞ ለምን ያገለግላል የሚያጭደውስ ማን ነው? ለምንድን ነው ከሌላው ቦታ ተለይቶ ውሃማ አካባቢ ሊበቅል የቻለውበትስ ምክንያት ምንድን ነው?

በምስሉ ላይ የሚታየው ወይን ነው። የአልኮል መጠጥ ነው። ይህ ወይን የተሰራው ከምንድን ነው? የአልኮል መጠኑስ ምን ያህል ነው? የሚጠጣውስ እድሜው ምን ያህል ገደብ ነው?

ገበያ ላይ የሚቀርቡ የግብርና ምርቶች ናቸው። ድንች፣ ነጭ ሽንኩርት፣ ቃሪያ፣ ቲማቲም ፣ጎመን ፣ሰላጣ፣ ቆስጣ እና የተለያዩ ነገሮች አሉ። ቲማቲም አትክልት ነው? ወይስ ፍራፍሬ ከምን ይመደባል?

የአማራ ቴሌቪዥን የዜና ስርጭት አርእስተ ዜና ኢንቨስትመንት በአማራ ክልል የሚል ነው። ኢንቨስትመንት በአማራ ክልል ዋና ባለስልጣን ወይም ኃላፊው ማን ነው? ይህንን ዜናስ የዘገበው ሪፖርተራችን ማን ይባላል?

ማእርግ ደረጃዎች አንደኛ ሻምበል ነው ሁለተኛ ሻለቃ፣ ሶስተኛ ሌተና ኮሎኔል፣ አራተኛ ኮሎኔል፣ አምስተኛ ብርጋዲል ጀነራል፣ ስድስተኛ ሜጀር ጀነራል፣ ሰባተኛ ሌተናል ጀነራል ፣ ስምንተኛ ጀነራል ነው። ሻምበል በሚባሉ ማዕረጉ ውስጥ ምን ያህል ወታደሮችን ይመራል?

ሰፌድ እየሰፋች ያለች አንዲት ሴት አንድ ሰፌድ ለመስፋት ምን ምን እንጠቀማለን? በእጇ የያዘችው ወስፌ ነገር አለ ወስፌው የሚሸጠው ስንት ብር ነው? ሰፌዱ የሚሰራው ከምንድነው?

የኢትዮጲያ ዋና ከተማ አዲስ አበባ መዲናችን ከምሽቱ 3 ሰዐት አካባቢ እይታው የተነሳ ፎቶ ነው በማስሉላይ እንደምታዩት ማለት ነው:: ይህ የአሁኑ አዲስ አበባ ከንቲባ ማነው ወይም ማለት?